ባህር ዳር ከተማ ፓሊስ ጣቢያ ባህር ዳር ከተማ በባህር ዳር ከተማ ያሉ ሰላሞችን ዋና ዋና የመዝናኛ ሰፍራወችን እና የንግድ አካባቢወች ላይ የሚሰራ ሲሆን ይህም እንግዲ በአካባቢዉ ያሉ ሰላሞችን እንዲሰፍን እና የከተማ ደህንነት እንዲረጋገጥ የሚያግዝ ነዉ።

ገርቢ ግድብ የከርሰ ምድር ውሃ ሲሆን በአዲስ አበባ የውሃ አቅርቦት በከፍተኛ ሁኔታ ለማሳደግ ታቅዶ የነበረ ሲሆን በገንዘብ ምክንያት መጓተት ሊያጋጥመውን በከተማ አስተዳደሩ ሊገነባ የታቀደና ወደፊት ይገነባል ተብሎ እየታሰበ ያለ ፕሮጀክት ነው።

ሀዋሳ ዋና ጣቢያ ሐዋሳ ዋና ጣቢያ በሲዳማ ክልል በጅማ እና በአካባቢዋ ባሉ ኢንዱስትሪ ያለውን አደጋ ለመከላከል ወሳኝ ሚና ያላቸው እና የመንገድ የእሳት አደጋ መከላከያዎችና ሌሎችም ናቸው።

አዲስ አበባ ዩኒቨርስቲ የቀድሞው ኋይለ ስላሴ ዩኒቨርስቲ 1950 የሀገሪቱ አንጋፋ ከፍተኛ የትምህርት ተቋም ሲሆን የህዝብ አገልግሎት እና የሀገር ግንባታ ከፍተኛ ድርሻ ያለው ይህ ትምህርት ቤት ብዙ ሰዎችን ያፈራ የእዉቀት ምንጭ በመሆን ያገለግላል።

ቤተር ሆስፒታል በአዲስ አበባ የማስተማሪያና የህክምና አገልግሎት የሚሠጡ ትልቅ ተቋም ሲሆን እንዲሁም ለመምህርነት ወይም አስተማሪ ለሚሆኑ እዛው ተምረው ከሆስፒታሉ ከተከታተሉ በኋላ ነው።

አርጌ እናት ድልድይ የምንለዉ እንግዲህ በአድስ አበባ አካባቢ ከተማ የትራንስፖርት አገልግሎት ውስጥ ትልቅ ሚና የሚጫወቱ ሲሆን የመንግስት አካባቢ ያለው የከተሞች ተሽከርካቱ እንዲቀንስ በጣም ከፍተኛ አስተዋጽኦ አለው።

የቦረና ከተማ ፓርክ ሲዳማ ክልል በሲዳማ ክልል ውስጥ የሚገኝ ከተማ የህዝብ ቦታ የሚታወቅ የፓርኪንግ ሌላ ከተማ ውበት የሚሰጥ ፓርክ ነው

ታምራትን የቀዶ ህክምና ማእከላዊ ዋናነት ህክምና እና ተዛማጅ የህክምና ጉዳዮች ያደረገ ሲሆን ይህም እንግዲህ በህክምናው ዘርፍ ላይ ከፍተኛ አገልግሎት እየሰጠ ነው።

አቃቂቃሊቲ ክፍለ ከተማ ፖሊስ ጽፈት ቤት አቃቂ ቃሊቲ ኢንዱስትሪ ዘሆኖች እና የትራፊክ ፍሰት ቁጥጥር ወሳኝ የሆነው ጣቢ አይህም እንግዲህ የትራፊክ ፍሰቱን እና የኢንዱስትሪውን አገልግሎች ሰላም ለማስፈን እንዲሁም ደግሞ የገሪ በአካበቢ ያሏን ሰላም ለመጠበቅ የተዘጋጅ ነው።

የጋራ ማህበራዊ ተቋማት ከጋራ ማህበራዊ ተቋማቶች ከሚባሉት ውስጥ አንዱ የገንዘብ ብድርና ተቋም ሲሆን ሌሎች ደግሞ እንደ እድር በሃዘንና እና ደስታ እቁብ የሚመቻችበት የመሳሰሉ ሲሆን ማህበራዊ ተቋማት ናቸው።

ጥበበ ጊዎን ሆስፒታል ጥበበ ቢሆን ሆስፒታል በመባል የሚጠራው እንግዲህ በባህርዳር ከተማ የሚገኝ ተማሪዎችን አስተምሮ የህክምና አገልግሎት እንዲሰጡ የሚያደርግ ተማሪዎችን በተግባር የሚያስተምሩ የህክምና ሆስፒታል ነው።

ሳይንሳዊ ሙዚየም እና የአረንጓድ ስፍራ በአዲስ አበባ ከተማ ከሳይንስ ሙዚየም አጠገብ የሚገኝ ሲሆን ለህዝብ ረፍት እና ለትምህርት ጉብኙቶች የሚያገለገል የውበት መእከል በሆን አዲስ አበባ ውስጥ በጣም ከሚታወቁ ፓርኮች ውስጥ ይጠቀሳል።

ሸጎሊ አገልግሎት ማዕከል ሆይም ኢትዮቴልኩን በመባል የሚታወቀው አዲስ ሰባባ ከተማ ውስጥ ያለ በአዲስ ሰባባ ውስጥ ከኢትዮቴ ልኩም ማከላት ጋር በመተባበር የተከፈተው አዲስ የአገልግሎት መስጫ ቦታዎች አንዱ ሲሆን ይህም እንግዲ ለፓስፖርት አቅርቦት ማካከል ውስጥ እያገለደለ ይገኛል።

ለአንድ ማርክ አጠቃላይ ሆስፒታል አዲሳ አባባ በአጠቃላይ የጤን አገልግሎት የሚሰጥ እና ከ20 በላይ ከ20 አመታት በላይ ክሊኒኮች እንክብካቤ ያደረገ የሚገኝ ይህ ሆስፒታል ብዙ አመታትን እያገለገለ ቆይቶአል።

የተያዙ ሰዎች መብት የተያዘ ሰው መብት በምክንያት እንደተያዘ የማያውቅ እና የፍርድ ቤት ውሳኒ በ48 ሰዓታት ውስጥ የማግኘት መዕበት አለው ይህም እንግድ በኢትዮጵያ በመንግስት ውስጥ የተሰፈረ ሲሆን የተያዙ ሰዎች መዕበቶች ፍትህን እስከሚያገኙ ድረስ ተገቢውን ወይንም የተገቢ ያልሆነች በደል እንዳይደርስባቸው መንግስት ተገቢውን እርምጃ ይወስዳል

መገናኛ ብላይቭ ኦቨር መገናኛ አደባባይ አዲስ አበባ የሪንጎርዶ አካል ሆኖ የመንገድ ትራፊክ ፍሰት ለማቀላጠፍ የተሰራ ሰፊ እና ዘመናዊ መተላለፊ አድልድይ ሲሆን የመእንግዲህ የትራፊክ ስፈተሳትን ይቀንሳል፡፡

ኢቲዮ ጅቡት የባቡር መስመር የምንለው እንግዲ ኢትዮጵያ እና ጅቡት የሚያገናኙ ወደብ ያለው ሲሆን ይህም እንግዲህ ለንግድ እና ለጭነት መጓጓዣ የሚያገለግል ነው ይህም ከእንድ ሀገር ወደ ሌላ ሀገር ለመጓጓዝ የሚያገለግል መጓጓዣ አገልግሎት ነው።

የጉዞ ምልልስ የምንለው እንግዲህ በታሪካዊ ውስጥ ባህላችን ሰዎች ከአንድ ቦታ ወደ ሌላ ቦታ በህብረት ወይም በአንድነት የሚንቀሳቀሱ ነበሩ እነዚህ ሰዎች እንግዲህ በጋራ የመጓዝ ልምድ እንደነበራቸው ባህል ይነግረናል።

የብሔራዊ ባንክ ሕንፃ የብሔራዊ ባንክ ሕንፃ በአዲስ አበባ ኢትዮጵያ ውስጥ ማከላዊ ባንክ የሚገኝበት ሲህ ይሆን የሀገሪቱን የገንዘብ ፖሊሲ የውጪ ምንዛሪ እና ባንኮች የሚቆጣጠር እንዲሁም እንዴት መስራት እንዳለባቸው ባንኮችን ከበላይ ሆኖ የሚቆጣጠሩ እነዚህ ውሳኖች የሚወሰኑበት የብሔራዊ ባንክ ሕንፃ በመባል ታወቃል።